ሙዚቃ ባህላዊ ሙዚቃ ባህላዊ ሙዚቃ የምንለው እንግዲህ ባህልን ወግን እያስተዋወቀ የሚዜም ዜማ ሲሆን ይህ ሙዚቃ ስሜት ቀስቃሽ እና ማንነታችንን የሚያስተዋውቅልን የሙዚቃ አይነት ነው እናንተ ከባህላዊ የሙዚቃ ዘፋኞች ውስጥ ማንን ታውቃላችሁ?

መጠጦች ጠጅ ጠጅ ከአልኮል መጠጦች ውስጥ አንዱ ሲሆን ይህም እንግዲህ ከማር እና ከብቅ የሚዘጋጅ የመጠጥ አይነት ሲሆን ይህም አልኮል በመሆኑ ምክንያት ሊያሰክር የሚችል ሲሆን እናንተ ጠጅ ጠጥታችሁ ታውቃላችሁ?

አትክልትና ፍራፍሬ ፓፓያ ከአትክልትና ፍራፍሬ አይነቶች ውስጥ አንዱ ሲሆን ይህም በመጠኑም ትልቅ የሆነ የአትክልትና የፍራፍሬ አይነት ለምግብነት የሚያገለግል ትክክልና የፍራፍሬ አይነት ሲሆን የአንድ ፓፓያ ዋጋ ስንት ነው?

ሃይማኖት የፕሮቴስታንት ሀይማኖት የፕሮቴስታንት ሀይማኖት ከሃይማኖቶች ውስጥ አንዱ ሲሆን ይህን እንግዲ ይህም በራሳቸው እየሱስ ያድናል ወይም እየሱስ አንድ አምላክ ብቻ ነው በማለት የሚያምኑ የእምነት ሰው ሲሆኑ የፕሮቴስታንት ሀይማኖት ወደ ኢትዮጵያ መቼ ገባ?

ምግብ ዳቦ ቆሎ ዳቦ ቆሎ ከምግብ አይነቶች አንዱ ሲሆን፤ ይህም እንግዲህ በቆሎነት የሚዘጋጀ ምግብ ነው። ይህም ከስንዴ እና ከተለያዩ ነገሮች የሚዘጋጀ ቆሎ አይነት ሲሆን፤ የዳቦ ቆሎ አዘገጃጀትን ጥቀሱ?

ማስጌጥ ኮኒደር የሚባለው እንግዲህ ከተማን የማስጌት ስራ ሲሆን ይህም እንግዲህ የመኪና መስመሮችንና መብራቶችን በመኪና መስመሮች ላይ በማድረግ እንዲሁም ደግሞ የከተማዋ ቤቶች የተመሳሳይ ቀለም በመቀባት የሚደረጉ ነው። ኮኒደር ለምን ይጠቅማል ብላችሁ ታስባላችሁ።

ሥራ የአትክልተኝነት ስራ የአትክልተኝነት ስራ እንግዲህ አትክልቶችን በመንከባከብ እና የአትክልቶችን ጽዳት በመጠበቅ የሚተዳደር ሰው አትክልተኛ ተብሎ ይጠራል። እንግዲህ እናንተ አካባቢ ያለ አትክልተኛ ሰው ማን ይባላል?

ምግብ መኮረኒ መኮረኒ ከምግብ አይነቶች ውስጥ አንዱ ሲሆን ይህም እንግዲህ ዘመናዊ ከሚባሉ የምግብ አይነቶች ውስጥ ነው እንዲሁም ደግሞ በማሽን ተዘጋጅቶ የሚመጣ ሲሆን ይህ መኮረኒ የአንድ ኪሎ መኮረኒ ዋጋ ስንት ነው?

መጽሐፍ መጽሄትና ጋዜጦች ህይወትን የልብ ወለድ ልቦለድ በሆነ መልኩ የሚያስቆብኝ መጽሐፍ አይነት ይህንን መጽሐፍ ማን ደረሰዉ?

መሠረታዊ አገልግሎት መስኖ ከመሠረታዊ አገልግሎቶች ውስጥ አንዱ ሲሆን ይህም እንግዲህ የወራጅ ውሃና አልያም ደግሞ በመጥለፍ እንዲሁም ደግሞ ጀኔሬተር በመጠቀም የሚደረጌ የበጋ ላይ ልማት ሲሆን በእናንተ አካባቢ የሚደረጊ መስኖ ልማት አለን?

መሰረተ ልማት የአባይ ግድብአባይ ግድብ ከመሠረት ልማቶች ውስጥ አንዱ ሲሆንም እንግዲህ ሰዎቹ በህብረት ሆነው የአገርን ልማት የሰሩት ኢትዮጵያ አንድነቷን ያሳየችበት የመሠረተ ልማት ዓይነት ነው። ይህ መሰረት ልማት እንግዲህ ምን ያህል ብድር እንዳወጣ ገምቱ።

ጉዞና ቱሪዝም ጉዞ ቱሪዝምና ስደት የባር ላይ ጉዞ የባህር ላይ ጉዞ የምንለው እንግዲህ፤ በተለያዩ የባህል ለመጓዝ በሚችሉ መጓጓዣዎች የምናደርገው የጉዞ አይነት ከእናንተ ከምታውቁት ላይ ቢያንስ አንድ ጥቃቱ።

ታዋቂ መሪዎች ንጉስ ተክለሀይማኖት ንጉስ ተክለሀይማኖትእንግዲህ በጥንት ሰዕታት ጎጃ ምና አካባቢውን የገዙ መሪ እንደሆኑ የሚታወቁ አባቶች ናቸው፡፡ በንጉስ ተክራሃይማኖት የተሰሩ ታሪኮችን ቢያንስ ሁለቱን ጥቀሱ?

የቤት እና የብሮቃዎች ጠረንቤዛ ጠረምቪዛ ከቤት እና ከብሮቃዎች ውስጣ አንዱ ሲሆኔ የጠረንቢ ዘበምባለ የሚታወቀው እንግዲ የተለያዩ ሥራዎችን ለመስራት የሚንጠቀንበት የቪሮ እና የቤት ቃነው እናንተ ከእምን ከምንት ሥራ ጠረንቢዛ ታውቃላችሁ፡፡

ጌጣጌጥ አምባር አምባር ከጌጣ ጌጥ ዓይነቶች ውስጥ አንዱ ሲሆን፤ ይህም እንግዲህ ሴቶች በጃቸው ላይ የሚያደርጉት የጌጣ ጌጥ አይነት ነው። ከብረት የሚዘጋጅ እና የክብ ቅርጽ ያለው በእጅ ላይ የሚደረግ የጌጣጌጥ አይነት ነው።

ስፖርት ሩጫ እሩጫ ከስፖርት ዓይነቶች ውስጣ አንዱ ሲሆን ይህ ስፖርት እንግድ ኢትዮጵያ በተደጋጋሚ ባለም አቀፍ ደረጃ ስማ የሚጠረበት ስፖርት ነው። በውድድር ኢትዮጵያ ስንት ወርቅ እና ስንት ሜደለዎችን አምጥታለች?

ትምህርት የአብነት ትምህርት የአብነት ትምህርት እንግዲህ በቤተክርስቲያን የሚሰጥ የትምህርት ዓይነት ሲሆን የትምህርት እንግዲህ የሃይማኖት እና ምግባር እንዲኖራቸው እንዲሁም ደግሞ የቤተ ክርስቲያን ምንነትን ለማወቂ የሚረዳ የትምህርት ዓይነት ነው።

መህበረሰብ እና ቤተሰብ የአርጎባ ማህበረሰብ የአርጎባ ማህበረሰብ ከማህበረሰብ ዓይነቶች ውስጣንዱ ሲሆን እነዚህ ማሀበረሰቦች የራሳቸው ባህል ና ወግ ልምድ እና ቋንቋ ያላቸው ሲሆኑ እነዚህ ማሕበረሰቦች በአሆኑ ሰዓት ቤት አካባቢ የሚገኙ ሰዎች ናቸው፡፡